የአየር ንብረት ለውጥ ተፅዕኖ ተደጋጋሚ ድርቅ እና የዉሃ እጥረት በተለይም በአርብቶ አደሮች አካባቢ የእንስሳት ሞት ያስከትላል። የአየር ንብረት ለውጥ ለ የሚቋቋም ላይ የግንባታ ትኩረት ያስፈልጋል።

አዛነ ስፕርማርኬትበአዲስ አበባ ውስጥ ከሚገኙ ትላልቅና ታዋቂ ሱፐር ማርኬቶች አንዱ ነው በተለይ የተለያዩ የቤት እቃዎች መገልገያዎችና የኤሌክትሮኒክስ ምርቶች በመስጠት አገልግሎት ይሰጣል

የጤና ኤክስቴንሽን ፕሮግራም የጤና ኤክስቴንሽን ሰራተኞች በቤተሰብ ምጣኔ እና በእናቶች ጤና ላይ ግንዛቤ በማሳደር በገጠር ጉልህ ሚና መጫወት አለባቸው።

የቤተ ክርስቲያን አገልግሎት ውጪ የቤተክርስቲያኑን ዋና ተግባር የሆነው ስርዓትን ለመደገፍ የሚያምልኮ ስራ ለመደገፍ የሚያስፈልጉ የፋይናንስ አገልግሎቶች ናቸው የአምልኮ ስርአቱ ያለ መስጠት እንዲከናወን የሚያስፈልጉ ቁሳቁሶችና አገልግሎትን መሸፈን

ፔይፓል በአለማቀፍ ደረጃ ትልቁ የኦላይን የክፍያ ስርዐት ቢሆንም በኢትዮጵያ ውስጥ አጠቃቀም ገደብ አለው በዋናነት አለም አቀፍ ግዥዎችን ለመፈፀም እና ውጪ ያሉ ነጋዴዎች ክፍያ እንዲቀበሉ በሶስተኛ ወገን በኩል ያገለግላል።

ባለቤትነት ገዳም በኢትዮጵያ መሬት የመንግስትና የህዝብ በመሆኑ የሪል ስቴት ገቢዎች መሬቱን የሚጠቀሙት ስርዓት ነው። ይህ የዘርፉን አሰራር ገደብ ነው።

ድብልቅ በግብርና አብዛኛው የሚካሄደው በእንስሳት እርባታ በተቀላቀለ ስርዓት ውስጥ ነው በዚህ ስርአት ከብቶች በመጀመሪያ ደረጃ ለመረጃ ኃይል የሚሆኑ ሲሆን ወተት ደግሞ እንደሁለተኛ ምርት ይገኛል።

ዩ መባዎች መውለት ቤተክስቲያኖ ለመየት ያለእና አስቸኳይ ለመሆኑ አላማ የሚተሰባስበው ገንዘብ ነው ።ይህ አገልግሎት ከመደበኛ አስራት እና የቤተሰብ መባ ገቢዎች የተለየ ነው።

የግብር ክፍያ አገልግሎት ቤተክርስቲያኗ እንደ ተቋም የሀገሪቱን የግብይት ህጎችና መመሪያዎች ማክበር ያለበትን ትርሽ የሚፈጸመበት የፋይናንስ ተግባር ነው ምንም እንኳን ደህና አምልኮና የበጎ አድራጎት ገቢዎች ከክብር ነፃ የሆኑበት ሁኔታ ቢሆንም

የሥጋ ፍላጎት መጨመር የሕዝብ ቁጥር መጨመር እና የከተሜነት ምስፋፋት የሥጋ የዶሩ እና የእንቁላል ፍላጎትን በእጅጎ ይጨምራል። ይህ በዘርፉ ላይ ኢንቨስትመንት እንዲጨምእ ያደርገዋል።

የፋይናንስ እጥረት አዳዲስ ና ዘመናዊ የመስኖ ሥርዓቶችን ለመገንባት እና ለማስፋፋት የሚያስችል በቂ የገንዘብ ድጋፍ ዓለመኖሩ ትልቅ ችግል ነው። የውጪ ዕርዳታን እና የሀገር ውስጥ ኢንቨስትመንትን ወሳኝ ናቸው።

ለወደፊት የሚጠበቅ ዕድገት የከተማ መስፋፋትና የሕዝብ ብዛት መጨምር የስጋን እና የወተት ምርትን ይጨምራል። ምርማነትን ለማሳደግ እና የገበያ ተደራሽነትን ለማሻሻል ሰፍ ስራ ይጠይቃል።

ዘመን መኪና ሻች በአዲሳ አበባ የተጠቀመው መኪና ሽያጅ ሰርፍ ውስጥ በስተፋስ ከሚታወቀ ሸሆሎሞች አንዱ ነው ሩፓኒያው ጦኩረቱን ያደረገው በተለያዩ አለማቀፍ ብራንዶች የተሰሩብ በመጠኑ ያገለገሉ የመንገደኛ ምኪኖች እና መገድጋያ ትሽክርካዶችን በማቅረብ ላይ ነው።

አህሜድ ሱፐርማርኬት በአዲሳ አበባ ውስጥ በርካታ ቅርንጫፎች ያሉት ታዋቂ የችርቻ ረመሸቻ ሰንሰለት ነው ለደንበኞች የተለያዩ የቤት ውስጥ ፍጅወታቃዎችን ምግቦችን መጠጦችን በአንድ ቦታ ያቀርባል፡፡

የስነ ተዋዶ ጤና ትምህልት በተለይም በትምህልት ቤቶች እና በማህበር ሰሁ ደረጃ ስለት ዋዶ ጤና በቂ ግንዛቤ የመስጠት ሥራ ተጠናግሮ መቀጠያል አለበት።

የሂሳብ አያዥ እና ዘገባ አገልግሎት የቤጠ ክርስቲያን የፋይናንስ አስተዳደብ የታማኝነት እና የተጠያቂነት መሰረት ነው። ሁሉንም የገንዘባ ግብይቶች በዘመናዊ ሕሳብ መርሆች መሰረት መመገብ ፤መመደብ እና ማጠቃላል።

ኢዲሲ በዓለም አቀፍ ደረጃ ለእደ ጥበብ ስራዎች ለጥበብ ለልዩ የቤት ውስጥ መስዋቢያዎች የተሰጠ የኦንላይን መድረክ ነው። ኢትዮጵያ ውያን የእጅ ባለሙያ ምርቶችን እንዲያሳዉቅ ገበያ እንደቀርቡ ያስችላል።

አዲስ መኪና ቻች በአዲስ አባ የተጠቀመ መኪና ንግድ ውስጥ ከሚታወወቁ ሾወርሞች አንዱ ነው ይህ ድርጅት በሆንነት የሚያቀርበው ከውጪ የመጡ ሀገር ውስጥ የተጠቀሙ የተለያዩ አይነት የመንገደኛ መኪናዎችን ነው።

የኑሮ መሰረት ለብዙ ከጠቅላላ የኢትዮጵያ ቤተሰቦች ከ70% በላይ ወይም ከ12.5 ሚሊዮን በላይ በቀጥታም ይሁን በተዘዋዋሪ በእንስሳት እርባታል ላይ ጥገኛ ናቸው ከዚህም ውስጥ አብዛኞቹ የሚተዳደሩት በአርብቶ አደር እና በድብልቅ እርሻ ስርዓት ነው።